በምስሉ ላይ የምትመለከቱት ሰማያዊ ቀለም ከታች፣ ከላይ ደግሞ ነጭ በሁለቱም በኩል ክፍት፣ ወንበርን ማስቀመጫ ያለው ተሽከርካሪ ምንድን ነው?

በምስሉ ላይ የምንመለከተው ምስር ክክ ስጋ የተለያዩ ድንቾች ምናምን አንድ ላይ ሁኖ ሲበሉት ደስ ሚል የሚጣፍጥ ደስታን የሚፈጥር የሚያረካ የምግብ አይነት ነው ።

በምስሉ ላይ የምንመለከተው የኦርቶዶክስ ሀይማኖት አገልጋይ የሆኑ ሰዎች በሙሉ ተከታዮች አንድ ላይ ሁነው ደስ ብሏቸው በዓሉን እያከበሩ ይገኛሉ።

በምስሉ ላይ የምንመለከተው ማንጎ እንዲሁም የተለያዩ አቦካዶ እንዲሁም ከፍራፍሬዎች ውስጥ አንድ የሆነው ሎሚ አንድ ላይ ሁነው ደስ የሚል ቃና የሚፈጥር የመጠጥ አይነት ነው ።

በምስሉ ላይ የምንመለከተው ደስ ብሏቸው እየዘፈኑ፣ እየተንቀሳቀሱ ባህላዊ በሆነው በጎንደር እንቅስቃሴ እያሸበሸቡ ያሉ ስድስት ሴቶችን እንመለከታለን።

በምሥሉ ላይ የምንመለከተው ፓፓያ ሲሆን ፤ ገበሬዎች አዝርተው ከጨረሱ በኋላ ለሰዎች ሽጠው ሰዎች ደግሞ ደስ ብሏቸው የሚበሉት ወይም የሚጠጡት ፍራፍሬ ነው።

በምስሉ ላይ የምትመለከቱት ያፈራ ሙዝ ሲሆን፤ በጣም ብዙ ሙዝ ነው የያዘው። እንዲሁም ሰዎች በተለያየ ጊዜ እየተመገቡ ደስ ብሏቸው የሚበሉት ጣፋጭ ሙዝ ነው።

በምስሉ ላይ እንደምንመለከተው የተለያዩ ዘመናዊ የሆኑ አዳዲስ ኮምፒውተሮች ተቀምጠው ህጻናቶች ወይም ልጆች ደስ ብሏቸው እንዲማሩ በበቂ ሁኔታ ተደርድረው ይታያሉ።

በምሥሉ ላይ የምናየው ለፋሽን ቱሪዝም እንዲሁም፤ ሰዎች መጥተው ሲጎበኙት የሚያምር ደስ የሚል ቦታ ለአይን የሚስብ ቦታን ነው እንመልከተው።

በስዕሉ ላይ የምትመለከቱት በውሃ ዳር አካባቢ የሚገኘው ትልቅ ቤት የሆነው ሳራማ እንዲሁም ፤ ዛፍ ያሉት ቦታ ለምን አገልግሎት ይውላል?

በምሥሉ ላይ የምንመለከተው በቆሎ ታሽጎ በተለያዩ ቦታ ሰዎች ማግኘት በማይችሉበት ቦታ የሚደርስ በአማራቸው ጊዜ ደስ እንዲላቸው ሰዎች ታሽጎ የሚሸጥ ምግብ ነው።

በምሥሉ ላይ የምንመለከተው ቀይ ሥር ፣አልጫ ክክ እንዲሁም ፤ አትክልት በቲማቲም ተደርጎ ቀርቦ ለመብላት የሚያስጎመጅ ደስ የሚል የምግብ አይነት ነው።

በምሥሉ ላይ የምንመለከተው ካህናት ፣ አባቶች እየጸለዩ እየዘመሩ ደስ ብሏቸው ፈጣሪያቸውን እያገለገሉ መንገድ ላይ የሄዱ ይታያሉ ማለት ነው።

በምስሉ ላይ የምንመለከተው የኢትዮጵያ መልከአምድር ሲሆን ሲያዩት ደስ የሚል ለአይን የሚስብ በጣም ቆንጆ የሆነ አስደናቂ ቦታ ነው።

በምሥሉ ላይ የምንመለከተው ፀሐይን ስትጠልቅ ያለውን የሚያሳየን የኢትዮጵያ መልክዓ ምድር ሲሆን፤ ሲያዩት አእምሮን የሚያድስ ደስ የሚል ቦታ የኢትዮጵያ መልክዐ ምድር የሆነ ነው።

በምስሉ ላይ የምንመለከተው የእጽዋት አይነት ሲሆን ዉበቱ በጣም የሚያምር አረንጓዴ እና ቢጫ የሆነ ቀለማትን የያዘ የእጽዋት አይነት ነው።

በምስሉ ላይ የምንመልከተው ጸጉሯ ውብ የሆነች ሴት ጸጉሯን ተሰርታ አመት ባሏን ልትውል ሊሆን ይችላል። ደስ የሚል..

በምስሉ ላይ የምንመለከተው ለአይን የሚስብ ዉብ የሆነ ጫካ ደን ሲሆን ፤ ለምለምነቱ የሰውን መንፈስን የሚያድስ ዉብ የሆነ ገጽታ ያለው የኢትዮጵያ መልከአ ምድር ነው።

በምስሉ ላይ የምንመለከተው ህጻን ልጅ ጸጉሩን ደስ በሚል ሁኔት ተቆርጦ ተስተካክሎ እራሱን ሲያየው ደስ እያለው የሚያም የጸጉር ቁርጥ እንዳለው እያየ የሚደሰት ህጻን ልጅ ነው።

በምስሉ ላይ የምንመለከተው ታለ በእውነት ስም የሚል የመጽሐፍ አይነት ሲሆን፤ መጽሃፉ በጣም ገራሚ የሆነ ድንቅ መጽሃፍ ነው። እና የተለያዩ ሃሳቦችን ያስተላልፋል መልእክቶችን ጭምር።

በምስሉ ላይ የምንመለከተው ቅጠሎቹ ትንንሽ የሆኑት ሲያዩት ደስ የሚል በተለይ በብዛት ተዘርቶ ሲታይ የሚያምር የእፅዋት አይነት ነው ።

በምስሉ ላይ የምንመለከተው አንድ ወጣት ገበሬ አዝርቱን አዝርቶ ደስ የሚል ፍሬ አስወጥቶ እንዲሁም አበቦችን እያፈራ ይገኛል ። ይህም ለተለያዩ አገልግሎቶች ይውላል ።

በምሥሉ ላይ የምንመለከተዉ ከእጽዋት ውስጥ አንዱ የሆነው የሚያምር ነጭ አበባ ያለው ሲሆን፤ ሲያዩት የሚያምር መንፈስን የሚያድስ አትክልት ነው።

ከላይ የምትመለከቱት በረሃማ ቦታ የሚበቅለው ፣ ከላይ ቀያይ አበቦች ያሉት የእጽዋት አይነት ምን ይባላል?

በምስሉ ላይ የምንመለከታቸው 2 ቆንጆ የሆኑ ሴቶች ውብ በሆነ ዓይን በሚስብ ፀጉር አሰራር በተለያዩ አንገት ጌጦች ልብሶች አምረው ይታያሉ።

ይች የምንመለከታት ወፍ በጣም አስደናቂ የሆነች አኗኗሯ የተለየ እንዲሁም ለመመገብ የምትጠቀመዉ ዘዴ በጣም ገራሚ የሆነ የአዕዋፍ ዝርያ ናት።

በምስሉ ላይ የምንመለከተው የፈርኒቸር አይነት ሲሆን ከብረት የተሰራ ሲሆን ሲያዩት የሚያምር ቤትን የምያስውብ ደስ የሚል የልብስ እና እንዲሁም የተለያዩ እቃዎች መደርደሪያ ነው::

በምሥሉ ላይ የምንመለከተው አባቶች ማህሌት ሲወርዱ በደስታ ፈጣሪያቸውን ሲያመሰግን ሲዘምሩ ሲያገለግሉ ይታያል ማለት ነው።

በምስሉ ላይ የምንመለከተው የገቢዎች ሚኒስትር የሚል ጽሁፍ ያለው አርማ ሲሆን ፤ ሰዎች ይህን አርማ ሲያዩ በሚሰጠው አገልግሎት ደስታቸዉን የሚጋሩበት እንዲሁም ደስታን የሚፈጥርላቸው አርማ ነው።

በምሥሉ ላይ እግረ መንገድ የሚል መጽሐፍ እንመለከታለን። መጽሐፍን ድንቅ ሀሳቦችን እንዲሁም፤ የተለያዩ አዳዲስ መንገዶችን ለሕይወታችን የሚያሳዩ መፍትሄዎችንም ያሳየ መጽሐፍ ነው።

በምሥሉ ላይ የምንመለከተው የባህላዊ ሕክምና የሚሠሩ ሰዎች የራሳቸውን ድንቅ ሃሳብ እንዲሁም፤ ድንቅ ጥበብ በተለያዩ መንገዶች ሰርተው ለሰው የበረከቱበት ነው።

በምስሉ ላይ የምንመለከተው አቡነ ገብረመንፈስ ቅዱስ ሲሆን፤ ለኢትዮጵያ ኦርቶዶክስ ተዋህዶ ሲጸልዩ በጨነቃቸው ጊዜ የሚያማልድ ጻድቅ ነው።

በምስሉ ላይ የምንመለከታቸው ጸጉራቸውን ውብ አድርገው የተሰሩ እናትና ልጅ ናቸው ፤ እነዚህም ባላቸው ውበት ደስ ብሏቸው የቆሙ ሰዎች ናቸው ።

በምስሉ ላይ የምንመለከተው ሸማኔ ሲሆን የተለያዩ ደስ የሚሉ ዲዛይን ያላቸው ነገሮችን ስራዎችን እየሰራ ለማህበርሰቡ የሚያበረክት ነው።

በምስሉ ላይ የምትመለከቱት ለንግድና ግብይት የሚውል ለቤት ስራዎች የሚያገለግል እቃ እየተመረተ ያለ እቃ ምንድን ነው?

በምስሉ ላይ የምንመለከተው አንድ ደስተኛ እናት ልጁን አቅፋ እየሳመች ሲሆን፣ ልጁም በደስታ ፈገግ ብሎ ይታያል።

በምስሉ ላይ የምንመለከተው ማንጎ ጁስ፣ አቮካዶ ጁስ እንድሁም ደግሞ የተለያዩ የተለያዩ የፍራፍሬ አይነቶችን የቀላቀለውን ጁስ ለመጠጣት የቀረበ ሲያዩት የሚያምር ፣ደስ የሚል ጁስ ነው።

በምስሉ ላይ የምንመለከተው የዱር እንስሳት ውስጥ የሆነ አንዱ ሲሆን ፤ቀለሙ የሚያሚያምር ሲሆን ላይን እይታ የሚስብ ሲሆን ቀንዱ በተለይ ሲያዩትኝ የሚያምር ዲዛይን ያለው በተፈጥሮ ውብ ይሆነ እንስሳ ነው።

በምስሉ ላይ የምንመለከተው መልከአ ስባት የሚል መጽሃፍ ሲሆን፤ መጽሃፉ በጣም ደስ የሚል አጓጊ መጽሃፍ ነው።

በምሥሉ ላይ የምንመለከተው አልጫ ምስር ሲሆን፤ በእንጀራ ተደርጎ ሲበላ ታእምናው በጣም ደስ የሚል ደስ የሚል ቃና የሚፈጥር ሲበሉለት ደስ የሚል የሚያረካ የምግብ አይነት ነው።

በምስሉ ላይ የምንመለከተው የአበባ አይነት ሲሆን በጣም የሚያምር አይንን የሚስብ ሰው ሲያየው ደስ የሚል ለማስዋብያነት የሚዉል የእፅዋት አይነት ነው::

በምሥሉ ላይ የምንመለከተው ለአይን የሚስብ ደስ የሚል እይታ የሚፈጥር መንፈስን የሚያድስ ቦታ ለመዝናናት፣ ለመናፈስ የምንመጣበት የቦታ ዓይነት ነው።

በምስሉ ላይ የምንመለከተው የቤተክርስቲያንን ብዙ ታሪኮች በስዕል መልክ የሚገልጽ ሲሆን ምስሉ እና ሲያዩት ደስ የሚል ታሪክን የሚያሳይ የሚያምር ቦታ ነው።

በምስሉ ላይ የምንመለከተው ሰዎች ሀዘናቸውን፣ ደስታቸውን ቤተክርስቲያን አጋርተው ለመሄድ የሚመጡበት ቦታ ሲሆን ተሰብስበው አንድ ላይ ለመጸለይ ቁመው ይታያል።

በምስሉ ላይ የምንመለከታቸው የተለያየ ጣእም ያላቸው የወይን አይነቶች ሲሆኑ፤ በጫንቀት ጊዜ ራስን ፈታ ለማድረግ፣ ለምዝናናት የሚያገለግሉ የመጠጥ አይነቶች ናቸው ።

በምሥሉ ላይ የምንመለከተው ወንጀለኛው ዳኛ የሚል መጽሐፍ ሲሆን፤ መጽሐፍ ድንቅ የሆነ። ሲያነቡት የሚያጓጓ ደስ የሚል ፍቅርን ፣ ደስታን ፣ ሐዘንን ሁሉን ነገር የሚገልጽን መጻፍ ዓይነት ነው።

በምስሉ ላይ የምንመለከተው አንድ ወጣት ልጅ በራሱ ፈጠራ በትምህርቱ የተማረውን አንድ ላይ አድርጎ የራሱን ድንቅ ሐሳብ ያሳፈረበት የስራ አይነት ነው።

ከላይ በምስሉ ላይ እንደምትመለከቱት ቀይ ፣ቢጫ እንዲሁም የተለያዩ ፍራፍሬዎችን የያዘ የምግብ አይነት ምን ይባላል?

በምስሉ ላይ የምንመለከተው ሰዎች ሲርባቸው ሲከፋቸው ገብተው የሚዝናኑበት ከሆኑት ቦታዎች ውስጥ አንዱ የሆነው ጎዛምን ሆቴል ነው።

በምስሉ ላይ የምንመለከተው ሁለት ሴቶች እየተጓዙ ፋሽን ለማስተዋወቅ የሚሞክሩ ሲሆን በሚመለከታቸው ሰው ትልቅ ጥልቅ ደስታ የሚገልጽ ሲሆን ምክንያቱም የሀገር ባህልን እያስተዋወቁ ስለሆነ።

በምስሉ ላይ የምንመለከታት ልብስ የምትሰፋ በተለያዩ ድዛይን አድርጋ የምትሰራ እህታችን በውስጧ ያለውን ድንቅ ጥበብ አውጥታ በአካል ሰው እንዳይ የምትረዳ እህታችን ናት።

በምስሉ ላይ የምንመለከታቸው አካል ጉዳተኞች አንድ ላይ ሁነው የተለያዩ ስፖርቶችን እየሰሩ ደስተኛ ሁነው እየተጫወቱ ይገኛሉ ማለት ነው።

በምስሉ ላይ የምንመለከተው ከፍራፍሬዎች ውስጥ አንዱ የሆነው ፓፓየ ሲሆን በጣም ደስ የሚል ጣእም ያለው። ሲጠጡት ለጤንነት በጣም ሀሪፍ የሆነ ፍራፍሬ ነው።

በምስሉ ላይ የምንመለከተው ሰዎች ዘርተው ፣ አጭደው ከዚያ በኋላ ገለባውን ከፍሬው የሚለዩበት ጊዜ ሲሆን የስራቸውን ዉጤት እያዩ ደስ ብሏቸው ያመረቱትን ምርት የሚያፍሱበት ጊዜ ነው።

በምስሉ ላይ የምንመልከተው አሁን በአዋሽ ግብይትዎን ያዘምኑ የሚል የማስታወቂያ አይነት ሲሆን በአዋሽ ብንገበያይ ምን ያክል ደስተኛ እንደምንሆን፤ ምን ያክል ህይወታችን እንደሚያቀለው፤ ምን ያክል እርካታ እንደሚሰጠን ያሳያል።

በምስሉ ላይ የምንመልከታቸው የተለያዩ ህግ አስከባሪዎች ለሰው ልጆች ደህንነት ጤንነት ሲሉ እየተወያዩ አዲስ እቅዶችን እያወጡ ይገኛሉ። ይህም ለማህበረሰቡ ደስታን ለመፍጠር ነው።

ከላይ በተለያዩ ቀለሞች በሰማያዊ ፣በቀይ፣ በቢጫ እንድሁም በነጭ አጊጦ የተቀመጠው የዕቃ ስም ምን ይባላል?

በምስሉ ላይ የምንመከተው የእጽዋት አይነት ሲሆን ተፈጥሮ ልዩ የሆነ ድንቅ ረጃጅሞች ሲሆኑ እንደጥንቅሽ እንደአገዳ አይነት የሆነ የአትክልት አይነት ነው።

በምስሉ ላይ የምንመለከተው ጠቅላይ ሚስተር አብይ አህመድ ከሃይማኖት እባቶች ጋር ሆኖ እንድ ላይ እያሳለፈ ይገኛል።

በምስሉ ላይ የምንመለከተው ሙዚቃን በተለያዩ መሳሪያዎች እየዘፈኑ ለሰዎች ደስታ እየሰጡ እንዲሁም የተለያየ ክብረ በዓል ለማክበር የሚጠቅሙ ዜማዎችን ይዘዉ የሚሄዱ ናቸው።

በምስሉ ላይ የምትመለከቱት የተለያዩ ወንበሮች ከላይ ስዕላት በተለያዩ ሞሰቦች የጌጠ ቦታ ምንድነው እንዲሁም ለምን ይውላል?

በምስሉ የምንመለከተው በጣም ጣፋጭ ከሆነው የፍራፍሬ ውስጥ አንዱ የሆነው ማንጎ በልተንውም ጠጥተንውም በተለያየ መንገድ ተጠቅመነውም እራሳችንን ጤነኛ አድርገን ደስተኛ ሁነን እንድንኖር የሚረዳን ነው።

ከላይ በምስሉ ላይ የምንመለከታቸው ሴቶች ወገባቸው ላይ ቂጤማ ነገር አስረው እያደረጉት ያለው እንቅስቃሴ ምንድነው?

በምስሉ ላይ የምንመለከተው ከፍራፍሬዎች ውስጥ አንዱ የሆነው ብርቱካንን ሲሆን ሲበሉት ውስጥን የሚያረካ በጣም ጣፋጭ የሆነ ደስታን የሚፈጥር ለመመገብ ደስ የሚል የፍራፍሬ አይነት ነው።

በምስሉ ላይ የምንመለከተው ለሰዎች መጓጓዣነት የሚጠቅመው ታክሲ ሲሆን ሰዎች ከአንድ ቦታ ወደሌላ ቦታ ያለምንም ድካም ያለምንም ጥረት ግረት ተንቀሳቅሰው በስራት የሚሄዱበት በሰላም ቤታቸው የሚገቡበት መጓጓዣ እቃ ነው።

በምስሉ ላይ የምንመለከተው ከጥንት ጊዜ የተሰሩ ህንጻዎች ውስጥ አንዱ የሆነው ሲሆን ሰዎች ይህን ሲያዩ ድሮ በነበረው ታሪካችን ደስ ይሰኛሉ።

በምስሉ ላይ የምንመለከተው ጽድት ያለ ጫ፥ በስርአት የተደረደረ፥ ሲያዩት የሚያምር እንዲሁም ላይ ለአይን የማይደብር የሚያምር ቦታ ወይም መደርደሪያ ነው።

በምስሉ ላይ የምንመለከተው ጳጳሳትን ለማስታወስን ለማስታወስ የተሰራ ሀውልት ውስጥ አንዱ ሲሆን ታሪክን እንዲሁ ለተለያዩ ጉዞ የሚመጡ ጎብኝዎች የሚያሳይ ደስ የሚል የእጅ ስራ ነው።

በምስሉ ላይ የምንመለከተው ጌት ህትመት እና ማስታወቂያ ስራ የሚል ሲሆን ይሄ ሰዎች በሚፍልጉበት ቦታ ድካም ሳይደክሙ ደስ ያላቸውን ስራ እንዲፈጸምላቸው የሚያስተዋውቅ ማስታዎቂያ ነው።

በምስሎ ላይ የምንመለከተው የሚስብ ጌታጌጦች አንድ ላይ ሆነው ልብስ ላይ ተሰፍተው ሰዎችን ተደስቶ ዓመትባላቸውን እንዲሉ በዓላቸውን እንዲያከብሩ የሚረዳ የልብስ አይነት ነው።

በምስሉ ላይ የምንመለከተው ሰውየው ጠብመንጃ ይዞ ከውስጥ ላይ የለውን ሃይል ፣ ብስጭትም ሊሆን ይችላል። ፍርሃትን ሁሉንም ነገር በሙዚቃ እያስተላለፈ ይገኛል።

በምስሉ ላይ የምንመለከተው የዱር እንስሳ ውስጥ የምንመለከተው ውብ እና ልዩ ገፅታ ያለው ሲሆን ቀንዶቹ ፣ቅርፁ የሚያምር እንዲሁም ሰዎች ለመጎብኘት የሚመርጡት እንስሳ ነው።

በምስሉ ላይ የምንመለከተው በደብረ-ወርቅ ከተማ አንዲት በግ አምስት ግልገሎችን ወለደች የሚል ደስ የሚል ዜና የሚያቀርብ ሰው ነው።

ከላይ በምስሉ ላይ የምትመለከቱት ጥቁር እና ቀይ መያዣ ያለው ነው ።የመሳሪያ አይነት ስሙ ምን ይባላል?

በምስሉ ላይ የምንመለከተው የተለያዩ የህግ አስከባሪዎች ተባብረው ለሀገሪቱ ሰላም ለመስጠት ለህዝቡ ደስታን ለመስጠት እየሰሩ እየተጉ ይገኛሉ።

በምስሉ ላይ የምንመለከተው ከእጽዋት መካከል አንዱ የሆነው ነጭ አበባ የሆነ፣ ሲያዩት የሚስብ፣ የሚያምር ቅጠሉ አረንጓዴ የሆነ የእጽዋት አይነት ነው።

በምስሉ ላይ የምንመለከተዉ ሙዚቃን ለመጫወት የሚረዳን የመዝናኛ አይነት የሆነዉ የሚዚቃ መሳሪያ አንዱ ነዉ። እንዲሁም በዚህ ስንጫወት መንፈሳችንን ያድሰዋል ደስታን ይፈጥርልናል።

ከላይ በምስሎ ላይ የምትመለከቱት በቢጫ ቀለም እንዲሁም በሰማያዊ ክለር የተፃፈ መለያ ያለው አገልግሎት ተቋም ምን ይባላል?

በምስሉ ላይ የምትመለከቱት ሰማያዊ ቀለም ውስጡ በነጭ ተጽፎ የምታዩት የምን ባንክ አርማ ነው?

በምስሉ ላይ የምትመለከቱት ምን አይነት ፍራፍሬ ነው? ምስሉ ላይ እንደምታዩት ቢጫ ከለር አለው። አንዳንዱ አረንጓዴ ያለው ነው። ስሙ ምንድነው የፍራፍሬው?

በምስሉ ላይ የምትመለከቱት ብረት ከብረት የተሰራው እንዲሁም ደግሞ ማህሉ ላይ የስዕል አድኖ ምስል ያለው ምንድን ይባላል ስሙ?